ይህ በምስሉ ላይ የምንመለክተው በኢትዮጵያ በጣም ከተለመዱ የስራ አይነቶች መካከል የግብርና ግብርና ሙከራ ነው። እናቶቻችን ወይም ከላይ የምንመለከታቸው ሰዎች እየሰሩ ያሉት አረም ነው። የታረሰውን ሊደርስ ሲል ሠብሉም ሩዝ ሰብል ይመስለኛል።

ይህ ቤት ውስጥ እንደ ጌጣጌጥ የሚጠቅም በብዙዎቻችን ቤት ውስጥ ግድግዳ ጠርዝ ላይ የሚቀመጥ የሞሰብ አይነት ነው ።እናቶቻችን የእጅ ጥበባቸውን የሚያሳዩበት ቁጭ ብለው አይናቸው እስኪጠፋ ድረስ የሚሰፉት ነው ። ስሙን አሁን ረስቸዋለሁ ነገር ግን ሁላችንም ቤት ውስጥ የሚገኝ ማስጌጫ ነው ።

ይህ ምስል የ አሳ ምስል ነው። ወደ ቀና ብሎ አንጋጦ ሲያይ የሚያሳይ ምስል ነው። እጅግ ማራኪ የሆነ የ ዕደ ጥበብ ይታይበታል።

ይህ በምስሉ ላይ የምንመለከታቸው እናቶች አንዷ ህጻኗን አንዷ ደግሞ እንስራ አዝላ ያሳያል። ቦታው ደረቅ ይመስላል ምንም አይነት ውሃ የሌለበት። ይህ የሚያሳየው የእናቶቻችን ልፋትና እንግልት ነው።

ይህ የምን መለከታቸው ገበሬዎች ቡና እየለቀሙ ይገኛሉ። ቡና በተለምዶ ወደ ኦሮሚያ ወደ ጂማ በጣም የተለመደ ነው። እንደዚህ አይነት ቡና ለቀማ በኢትዮጵያ ዉስጥ በጣም ታዋቂ ከሆነ መጠጦች መካከል አንዱ ቡና ነው። በኢትዮጵያ አባዛኛው ሰው ቡና ስይጠጣ አይዉልም። እንደምናዉቀው።

ይህ በምስሉ ላይ የምንመለከተው የመጓጓዣ አይነት በኢትዮጵያ በጣም የተለመደ የተሽከርካሪ አይነት ነው። በተለምዶ ባስ ይባላል ።ትልልቅ ወይም ራቅ ላሉ መንገዶች የምንጠቀምበት ሲሆን በጣም ብዙ ሰው የመያዝ አቅም ያለውና በጣም ከሌሎች መኪኖች አንፃር ሲታይ ፈጣን የማይባል የተሽከርካሪ አይነት ነው።

እነዚህ የምንመለታቸው እናቶች የችግኝ ተከላ ልማት ላይ የተሰማሩ ናቸው። ችግኞች ለመትከል ከመድረሳቸው በፊት እንደዚህ ሁኖ ዘራቸው ተዳቅሎ የራሳቸውን ዘር ብቻ ይዘው እንደዚህ የፈላሉ። ከዚያ በኋላ ለመተከል በቁ የሆኑት ወደ ለሌላ መተከያ ቦታ ይዘዋወራሉ።

እነዚህ የምናያቸው የገጠር ቤተሰብ አባላት ናቸው። እናት፣ አባት እና ልጆች ይታያሉ። ከጸጉራቸው በመነሳት የጎጃም አካባቢ ሰዎች ይመስላሉ።

ይህ አርማ የእናት ባንክ አርማ ወይም መለያ ነው ፤ እናት ባንክ በአሁኑ ሰአት በኢትዮጵያ ብራንቾቹን እያሰፋ የመጣ ባንክ ነው።

ይህ ኢትዮጵያ ከሚገኙ ዩንቨርስቲዎች መካከል የደብረብርሃን ዩንቨርስቲ ነው። የደብረብርሃን ዩንቨርስቲ አርማ ነው ። ደብረብርሃን ዩኒቨርሲቲ ከአዲስ አበባ ትንሽ ራቅ ብሎ የሚገኝ ቦታ ነው ፤ በጣም ከዝቃዛ ቦታ ነው።

ይህ በጣም ብዙ የምግብ አይነቶች የተጠራቀሙበት ነው ፤ ከምግቡ መካከል ጥብስ አለ፣ ክትፎ አለ፣ አይብ አለ ፤ ሚጥሚጣ አለ፣ ሚጠጣም ኮካ እና አምቦ ዉሃ ካጠገቡ ይገኛሉ።

ይህ የምንመለከተው ሲኒ ነው ቡና የያዘ ሲኒ አንዲት ሴትም አለች ቡና የያዘች ሴት ማንኪያ ሲኒ እና ቡና ይታያል ። ከዛ ደግሞ ቀጥሎ የጭስ ማስቀመጫ አለ ። እጣን ምናምን ሚቀመጥበት የቡና ስርአቱ ላይ እጣን ምናምን ስለሚኖር በኢትዮጵያ የተለመደ ስለሆነ ።

ይህ ከላይ የምንመለከተው ልክ እንደላሊበላ ከድንጋይ የተሰራ ቤተክርስቲያን ነው :ግን ቦታው የተ እንደሆነ በትክክል መናገር ይከብደኛል ግን ከአንድ ድንጋይ ተፈልፎሎ የተሰራ ቤተክርስቲያን ነው ::

ይህ በአማራ ቲቪ የዜና መጽሄት በሚለው ከስድስት እስከ ሰባት ሰአት ባለው የሚቀርብ ዜና ነው። ስለትምህርት ውጤቶች ማዘመን፣ ስለ ዲጂታል መጽሐፍ እና ስለ ኢ ለርኒግ ስለ ሌሎች ቴክኒካል ስለሆኑ ነገሮች የሚገልጽ ዜና ነው።

ይህ አገልግሎት የሆቴል አገልግሎት የሚሰጥበት ቦታ ነው። በተለይም እንደሚታየው ውድ ሆቴል ለጥንዶች፣ ለባለ ስልጣናትና ለትልቅ ገንዘብ ያላቸው ሰዎች የሚገቡበት እንደዚህ አይነት ሆቴል ነው።

እነዚህ በምስሉ ላይ የምንመለከታቸው እንቁላሎች ናቸው ። ከዶሮ እርባታ የተሰበሰቡ በጣም ብዙ እንቁላሎች ናቸው። የፈረንጅ እንቁላል ይመስላል። ኢትዮጵያ ውስጥ ያልተነቃበት የዶሮ እንቁላል ምርት ነው።

ይህ የምንመለከተው ወጣት በሊስትሪ ስራ ላይ የተሰማራ ወጣት ነው ፤ በርካታ ወጣቶች በዚህ ሙያ ላይ ተሰማርተው ይገኛሉ ፤ እራስን በዚህ ልክ ዝቅ አድርጎ መስራት በዉነቱ ደስ የሚል ነገር ነው። ለዚህ ወጣትም ወደፊት ጥሩ ነገርን እመኝለታለሁ። ቢቀናው ደስ ይለኛል።

ይህ እጽዋት በበረሃ አከባቢ የሚገኝ እጽዋት ነው ፤ ሱፍ ይባላል ፤ አበባዉም በጣም የሚያምር ነው ከቅባት እህል ዉስጥ ነው ሚመደበው።

ይህ በዉሃ መካከል የተሰራ ድልድይ ነው ፤ በጥንት ፖርቹጋሎች ናቸው የሰሩት ይሄን ድልድይ ፤ የት አከባቢ እንደሆነ ባላስታውስም ፤በጥንት ፖርቹጋሎች የተሰራ ድልድይ ነው።

ይህ የሙዚቃ መሳሪያ በኢትዮጵያ በጥንት ጊዜ በጣም ታዋቂ የሚባሉ በነገስታት ዘንድ ነገስታት አዋጅን ለማወጅ ሲፈልጉ ወይም ትልቅ ነገር ካላቸው ህዝቡን ለመሰብሰብ የሚጠቀሙበት የሙዚቃ መሳሪያ ነው። ስሙም ነጋሪት ይባላል። ለአዋጅ መንገሪያ የሚያገለግል ድምጹም የሚያስተጋበ የሙዚቃ መሳሪያ ነው።

ይህ ምስል ስናስበው አእምሮችን ላይ የሚመጣው አዳራሽ አለ። አዳራሹም ለሰርግ ዝግጁ እያደረጉት ፣ እያስጌጡት ይታያሉ። በፊት ሰርግ ድንኳን ተጥሎ ነበር የሚደረገው አሁን አሁን ግን ሆቴል ተይዞ ስለሆነ ልክ እንደዛ እየሰሩ ይገኛሉ።

ይህ የምንመለከትው ታምራት ቶላ የት እንደሆነ ቦታውን በትክክል ባላስታውስም በኦሎምፒክ ማራቶን ያሸነፈበት ውድድር ነው ሪከርድ በሆነ ሰዓት ነው ያሸነፈው በድንገት ታምራት ቶላ ኢትዮጵያን ወክሎ የሚወዳደር የማራቶን ሯጭ ነው ።

ይህ የጎጃም ባህላዊ ሙዚቃ ነው መድረክ ላይ ያቀረቡት የሚገኘው። የባህል ቡድኖች ዝናቡ በመባል ይታወቅል። ወይም እንቅጥቅጥ በመባል የሚታወቀው የጎጃም ዘፈን ነው። በተለይ በጎጃም በደምብ የሚታወቁበት የዘፈን አይነት ነው። አዝንቢልኝ እማ የሚለው የዳንኤል ዘፈን በደምብ ይታወቃል።

ይህ በአብዘሃኛው ኢትዮጵያ የተለመደ የቡና ማፍላት ስርአት ነው ፤ ሲኒዎች አሉ፣ ቡና የምትቆላ ቆንጂዬ ልጅ አለች፣ ጎረቤት ተጠርቶ አንድላይ የሚሰራ ስነስርዓት ነው።

ይህ እንስሳ በብዙ አከባቢዎች የማይገኝ እንስሳ ነው። በጣም ወፍራም የሆነ ሲያዩት ደስ የማይል አስቀያሚ የሆነ እንስሳ ነው።

እነዚህ እጅግ ያማሩ ወጣቶች የለበሱት አለባበስ ጃኖሆይ ይባላል ፤ በጎንደር አከባቢ የተለመደ አጼ ቴዎድሮስን ለማሰብ የሚለበስ አለባበስ ነው ፤ ከጀርባቸው የፋሲል ግንብ ይገኛል ፤ እጅግ የሚያምሩ ወጣቶች ናቸው።

ከዚህ ምስል ላይ የምናየው ኢትዮጵያዊነትን፣ ቤተ-ሰባዊነትን እና አብሮ መብላትን ነው። እና እየበሉ የማናየው በወተት ወይም በእርጎ ነው። ይህ የሚያሳየው የአብዛኛውን የገጠሩን ማህበረሰብ ኑሮ ነው አብሮ መብላትን አንድነትን ፣ ፍቅርን እና መተሳሰብን የሚያሳይ ነው። እና ደስ የሚል ምስል ነው።

ይህ መጠጫ የሚያሳየው የኢትዮጵያን አየር መንገድ ሲሆን፤ የኢትዮጵያ አየር መንገድ በአፍሪካ ትልቁ አየር መንገድ ሲሆን ትልቁ ኩራታችን ነው። የተለያዩ ነገሮችን ይጭናል ሰዎችን ፣ እቃዎችን በኮሮና ጊዜ ሲያጓጉዝ ነበር።

ይህ በምስሉ የምንመለከተዉ በአማራ ቲቪ አርዕስተ ዜና የቀረበ ያለ ዜና ነዉ። በምስሉ የምንመለከታቸዉ ሰዉየ የአማራ ክልል አስተዳዳሪ ክቡር የተከበሩ አረጋ ከበደ ይባላሉ። የብልፅግና ፓርቲ አመራር ጉብኝት የተሰራ ዜና ነዉ።

ይህ ምስል የሚያሳየው ከቀያቸው ከጎጇቸው የተፈናቀሉ ወገኖቻችን እርዳታ ሲደረግላቸው ነው ። እርዳታው የሚመጣው እንደተለመደው ከዩኤሳይድ፣ ከዎርልድ፣ ባንክ ከተለያዩ የዉጭ ሀገር በጎ አድራጊ ድርጅቶች ነው። በበጎ አድራጎት ስም ሌላ ብዙ ስራ ቢሰሩም ለጊዜው የሚያደርጉልን ድጋፍ ግን ይህ ነው።

ይህ ዜና ስለ አማራ በአማራ ቲቪ እየቀረበ ያለ ዜና ነው። ስለ አገው ፈረሰኞች ማህበር እየተነገረ ያለ ዜና ነው። የአገው ፈረሰኞች ማህበር በሚያዝያ ሀያ ሶስት የሚከበር በአል ነው። እጅግ ደማቅ እና የአገራችንን በአል በጥሩ ሁኔታ የሚያንጸባርቅ የጀግኖች በአል ነው።

ይህ በምስሉ ላይ የምንመለከተው የሙዚቃ መሳሪያ ሁላችን የምናዉቀው ነው ከበሮ የሚባለው የሙዚቃ መሳሪያ ነው። በተለይ ይህን መሳሪያ ስናስብ ቅድሚያ ወደ አእምሮአችን የሚመጣው የትግረኛ ሙዚቃ ነው ፤ ሙዚቃውን ተጋበዙልኝ አመሰግናለሁ።

የሴቶች ውበታቸውን በተፈጥሯዊ መንገድ የሚጠብቁበት አንዱ መንገድ ነው ። ፊቷን የተቀባችው አቦካዶ ነው ። ይህም ለፊት ልስላሴ እና ፊት ላይ ልሚወጡ ጥቋቁር ነገሮች ያገለግላል ለፊት ጥራት ደንብ ከመብላት መቀባት የተሻለ ነው ተብሎ ስለሚታሰብ ነው ።

የመዝናኛ ቦታ ብዙ ጊዜ ሃብታም ሰዎች የሚዝናኑበት የመዝናኛ አይነት ነው። መዋኛ ገንዳ ከፊቱ አለ። የተለያዩ የመዝናኛ እቃወች አሉት። መናፈሻ ነው። እንደሚታየው ትልቅ ሆቴል ይመስላል።

በኢትዮጵያ ተወዳጅ የሆነው የዶሮ ወጥ ነው። ጭን ፣ ፈረሰኛ ፣ እንቁላሎ ይታያሉ። በጣም ተወዳጅና ታዋቂ የምግብ አይነት ነው።

ይህ ታዋቂ የሆነ መፅሀፍ ደራሲዉ አዳም ረታ ይባላል። አጫጭር ልብ ወለዶችን እና አጫጭር ታሪኮችን የያዘ ነዉ። አዳም ረታ ከዚህ በፊትም ሔዋን ሌላም ድርሰቶች አሉት። ታዋቂ ደራሲ ነዉ። ይህ መፅሀፍም የአዳም ረታ ነዉ።

ይህ የዉጭ ሃገር መጠጥ ነው የኛ ሃገር ያልሆነ ፤ ዉስኪ ይባላል ፤ በጣም ዉድ የሆነ ኑራቸው ዝቅ ያለ ሰዎች የማይጠጡት ፤ ባለሃብቶች ብቻ የሚጠጡት የመጠጥ አይነት ነው።

ይህ ማስታወቂያ በጣም እጅግ የሚያምር ማስታወቂያ ነው። ሎጎው የሚያሳየው የክትፎ ቤትን ነው ክትፎ ከጎኑ አለ አሳም አለ ክትፎ በጉራጌ ባህል በጣም ታዋቂ የሆነ ምግብ ነው በጣም ጣፋጭ እና ተመራጭ የሆነ ምግብ ነው በኢትዮጵያ አሁን ላይ እየተወደደ የመጣ ነው።

ይህ በሀገራችን የግብርና ስርአት ውስጥ ያለ በጣም ተለመደ የአጨዳ በማለት የምንጠራው ነው። ሴቶችም ወንዶችም በአንድነት እያጨዱ ይገኛሉ። ይህ ህብረታችን ይኑር ለዘላለም!!

ይህ ስለ አድዋ የሚገልጽ ድራማ ነው ፤ እሱዋ ሴትዋ ወክላ የምትሰራው ኢቴጌን ሲሆን ወንዱ ደሞ አንቶኒዮን ተላላኪዉን ወክሎ ስለ ዉጫሌ ዉል እያወሩ ይገኛሉ ፤ ያንን ለማሳየት ታስቦ የተሰራ ነው።

የተለያየ መኖሪያ ከተሞች ጋር ይገኛል እሾህ ይባላል በጣም የሚዋጋ ነገር ነው ውስጡ ፈር የሆነ አንዳንድ አካባቢዎች ላይ ይበለን።

ይህ በኢትዮጵያ በጣም ታዋቂ የሆነው ሩጫ ታላቁ ሩጫ በኢትዮጵያ በሻለቃ ሀይሌ ገብረስላሴ አማካኝነት የሚዘጋጀው ታላቁ ሩጫ በኢትዮጵያ ነው። በጣም ብዙሺ ሰው በየዓመቱ ይሳተፋል ።አንድ አይነት ቲሸርት አሰርቶ። በጣም ጥሩ ማህበራዊ ግንኙነት የሚኖርበት ጊዜ ነው።

ይህ ምስል የሚገልጸው ጥንት አባቶቻችን የነበሩበትን የአለባበስ ስርአት የሚገልጽ ሲሆን ጫማ አይለብሱም ነበረ፣ ዱላ ይይዛሉ እና ደስ ይሉ ነበረ።

ይህ መልካም ምድር የኢትዮጵያ የሚያሳይ ምስል ነው ብዬ አስባለሁ ::አብዛኛው የኢትዮጵያ ተራራማ ነው ::ስለዚህ ይህ ምስል የኢትዮጵያ ምድር የሚያሳይ ምስል ነው ብዬ አስባለሁ ::

ይሄ በኢትዮጵያ ከተለመዱ እቃዎች መካከል አንዱ ነው። ነገር ግን ይህን የምናገኘው በከተማ አካባቢ ብቻ ነው። መብራትን በመጠቀም የኤሌክትሪክ ምድጃ የእንጀራ መጋገሪያ ሲሆን በገጠር አካባቢ ያሉ እናቶቻችን ይህን ነገር አያገኙትም። በጣም ችግር ነው። እናቃለን ሁላችን።

ይህ የምንመለከተው አትክልት ሽንኩርት ነው። በየትኛውም የወጥ አይነት ላይ የሚደረግ እጅግ ወሳኝ የአትክልትና ፍራፍሬ አይነት ነው። ነገር ግን አሁን ላይ ዋጋው ጣራ እየነካ ሰዉ መጠቀም ሊያቆም ነው።

ይህ አትክልት አትክልትና ፍራፍሬዎች ናቸው። አትክልት ማንጎ፣ ብርቱካን፣ ፓፓያ እና የመሳሰሉት በሚያምር ሁኔታ ተደርድረው እነዚህ በሙሉ እንደሚታወቁት ለጤና በጣም ተመካሪ የሆነው ቪታሚን ሲ አላቸው።

እነዚህ ቆነጃጅት የለበሱት አልባሳት የጎንደር አካባቢ ባህል ልብስ ነው። በእውነት ልጆች ከአለባበሳቸው ጀምሮ እጅግ የሚያምሩ ናቸው። ሁላችንም እንደዚህ ባህላችንን ጠብቀን ብንለብስ በተለይ እህቶቻችን እንደዚህ አይነት አለባበስ በጣም ያምራል።

በሀገራችን ተወዳች ከሆኑ ምግቦች አንዱ ነው ::ስጋፍርፍር እንለዋለን እንጀራ ተፈርፍሮ እና ስጋ ያለበት እንዱም እንቁአላልም ይስለበት ምግብ ነው :: ከፅሆም ዉጪ እንድሁም በበአለ ወቅት የምናዘወትረው የምግብ አይነት ነው

ይህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ናቸው ። ጳጳሳት ይገኛሉ ቀሰውስት ይገኛሉ ከፊት የሚያስተምሩት መምህር ዶክተር ዲያቆን ሮዳስ ታደሰ ይባላሉ በሀገራችን ትልቅ ምርምርን ሚሰሩ በሀይማኖት በኩልም ሊቅ የሆኑ መምህር ናቸው። ታቦቱ ታጅቦ ወጦ ይገኛል ።

ይህ የኦሎምፒክ ስፖርት ከአትሌቲክስ ዉስጥ የሚመደብ ነው። ወይም ዝላይ ዉስጥ የከፍታ ዝላይ ማለትም የምርኩዝ ዝላይ ይባላል። ምርኩዝን በመጠቀም የሚደረግ የስፖርት አይነት ነው።

ይህ መሳሪያ ሁላችንም እንደምናቀው ጩቤ ነው። ወይም ቢላዋ ነው። በአፋር አካባቢ ሙሉ በሙሉ ወጣቶች ይዘዉት የሚዞሩት መሳሪያ ነው እራሳቸውን ለመከላከልም ይሆናል። እንሰሳትን ለማረድ ወይም ሽንኩርት ለመክተፍ ለተለያየ

ይህ ጠብ ላይ ከሚገኙ የጦር መሳሪያዎች መካከል አንዱ ሲሆን መትረጊስ ይባላል ብዙ ጊዜ ራቅ አርጎ ለመተኮስ እና የሆነ ቦታ ላይ ጠምዶ ለመተኮስ የሚያገለግል የመሳሪያ አይነት ነው። መከላከያ ሰራዊታችን ሀገር ስትወረር ሌላም ሌላም ቦታ ላይ የሚጠቀምበት የመሳሪያ አይነት ነው ።መትረጊስ ይባላል።

ይህ ከላይ ከምስሉ ላይ የምንመለከተው ዘፋኝ በኢትዮጵያ በጣም ታዋቂ ከሆኑ ባህላዊ ዘፋኞች ከሆኑ መካከል በተለይም በአማራ ክልል ታዋቂ ከሆኑ ዘፋኞች መካክል አንዱ ነው። ዳኘ ዋለ ይባላለ። በተለያዩ ስራዎቹም ይታወቃል። የጨነቀለት እንዲሁም በተለያዩ ሙዚቃዎቹ ይታወቃል።

ይህ የእንስሳት ንግድ የሚከናወንበት ቦታ ነው በብዛት በሬዎች አሉ በበአሉ ወቅት ያለውን ግርግር ያሳያል ይሄ ደስ የሚል የበአል ትውስታን የሚቀሰቅስ ነው።

ይሄ የሚመስለው ከጭቃ የተሰራ ቤት ሲሆን የመማሪያ ክፍሎች ናቸው። በፊት በንደዚህ አይነት ክፍሎች ተምረናል።

ይህ ከላይ የምንመለከተው የሆነ ምስል የኢትዮጵያውያንን ጠንካራ ሰራተኝነትን የሚያሳይ የእርከን ስራ ይባላል። የሚያገለግለው አፈሩ እንዳይሸረሸር ዛፎች በስራቱ እንዲያግዱት በተለየ ኮንሶ አካባቢ በእርከን ስራ እጅግ የታወቁ ናቸው።

ምስሉ ላይ የምንመለከተው በጣም የሚያምር አካባቢን ነው ።ጥቅጥቅ ያለ ጫካ ይታያል አጠገቡ። እጅግ ነፋሻማ አየር ያለው ቦታ ይመስላል። ድሮ አያቶቸ ፣አጎቶቸ ጋ ገጠር ስሄድ አየዉ የነበረው አይነት እጅግ ደስ የሚል ቦታ።

ይህ በአብዛኛው የኢትዮጵያ ክፍል የሚገኝ እጽዋት አይነት ነው። ምንም ጥቅም ላይ የማይውል አልፎ አልፎ ላጥር ወይም ለሆነ ነገር ፣ እሾህ ነው። ተዋጊ ነገር አለው። ዉስጥ ላይ የሆነ የሆን ፍሬ ነገሮች አሉት። የሚበላ ነገርም አለው። ብቻ ግን እንደ አጠቃላይ እሾህ ይባላል።

ይሄ በሀገራችን በባህል ምግብ ደረጃ ከተለመዱት የመጠጥ አይነቶች አንዱ ነው። ወይን ይባላል። በጣም የሚጥም ደግሞ በተለይም ለፍቅረኝሞች ያገቡ የሚጠቀሙት የመጠጥ አይነት ነው። ለልዩ ልዩ ፕሮግራም ይሆናል ወይን።

ኢትዮጵያ ውስጥ ታዋቂ ከሆኑትና ብዙ ሪከርዶችን ከሰበሩ ሯጮች መካከል አንዱ የሆነው ጥሩነሽ ዲባባ ትባላለች። እኔም አድናቂዋ ነበርኩ። በጣም የምትገርም ባንዲራችን በሻምፒወናም በኦሎምፒክም ከፍ ብሎ እንዲሰቀል ያደረገች አትሌት ነች።

እነዚህ የምንመለከታቸው ቤተሰቦች የነጋዴ ቤተሰቦች ናቸው። ልጅ፣ እናትና አባት አብረው ይገኛሉ። ከጀርባው ሱቆች አሉ። የተለያዩ ዕቃዎች አሉ ከሱቆች ጀርባ።

ይህ ከፊታችን የምንመለከተው ኢትዮጵያ ውስጥ በብዙ አካባቢዎች ለምግብነት እንጀራ መጋገሪያ የሚሆን የእህል አይነት ነው። ማሽላ እንለዋለን በስፋት ይመረታል። በተለይ ሙቀታማ ቆላማ በሆኑ ቦታዎች በብዛት የሚመረት እና ከእንጀራ ከጤፍ ቀጥሎ የሚያገለግል የሰብል አይነት ነው።

ይህ አርማ የአማራ ብሄራዊ ንቅናቄ ወይም አብን አርማ ነው። እንደ ዶክተር ደሳለኝ እና እንደ ክስቲያን ታደለ አይነት ቆራጥ የሆነ ፖለቲካ አመራር ያላቸው ሰዎች ያሉበት ፓርቲ ነው።

ይህ የምንመለከተው ምስል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እጅግ ትልቅ ቦታ የሚሰጠው ምስል ነው። ክርስቶስ ደቀመዛሙርቱን እግራቸውን ሲያጥብ የሚታይበት ምስል ነው። ይህም ለህዝበ ክርስቲያኑ ትህትናን ያስተማረበት ነው። እኔ ዝቅ ብዬ እግራቸውን እንዳጠብኩ እናተም ዝቅ ብላቺሁ አገልግሉ በማለት ምሳሌውን ያሳዬበት ትህትናውን የገለፀበት ነው።

ከምስሉ ላይ የምናያቸው ሰዎች የልማት ስራ እየሰሩ የገኛሉ ። የኮረኮንች መንገድ አሁን ላይ እየቀረ ነው። ኮብልስቶን እና አስፋልት መንገድ እና ጌጠኛ ደንጋዮች ሁኗል። የኮረኮንች መንገድ አሁን ላይ ቢቀርም እነዚህ እየሰሩ ያሉት ግን የኮረኮንች መንገድ ልማትን ነው። ይሄ በጣም ጥሩ መንገድ ጭቃ እንዳይሆን ተብሎ ነው የሚሰራው።

ዜና የመረጃ ነፃነትን የሚያረጋግጥና ዜጎች በመንግስታቸውና በዙሪያቸው ባሉ ጉዳዮች ላይ በቂ ግንዛቤ እንዲኖራቸው የሚያስችል መሠረታዊ መብት ነው።

ይህ የሚታየ ምስል መድሃኒት መሸጫ ሱቅ ነው። ወይም ደግሞ በኛ አጠራር ፋርማሲ የሚባለው አደራድሩ በጣም ደሥ ይላል። ነጋዴዋም ጽጉሯ ያምራል።

ይህ የኢትዮጵያ ባህላዊ ምግብ ነው። በተለምዶ ሽልጦ ይባላል። ወይም የስንዴ ዳቦ የምንለው ነው ሁላችንም ይሄንን ነው ስንበላ ያደግነው የተጋገረው ደግሞ ገብስም ይሆናል። አብረን ቁርስ ላይ ነው የምንበላው።

አነዚህ የህግ ባለሙያ ምሩቃን ናቸው ተመርቀው ቃለ መሃላ አየሰጡ። ሀገራቸውን በታማኝነት ለማግልገል፤ ፍትሕ ላለማጓደል ቃላቸውን አየሰጡ ይገኛሉ።

ይህ በአፍሪካ ትልቁ ወንዝ አባይ ነው። ይሄ ቦታው ደግሞ ጭስ አባይ ይባላል። ውሃው በታች ሲወርድ ጭስ የሚፈልቅበት እጅግ የሚያምር ስፍራ ነው። ወደ ጎጃም አካባቢ ነው የሚገኘው።

ይህ የቤት እቃ የሚያገለግለው የድግስ ወጥ ለመስራት ነው። ከበፊት እናቶቻችን ድግስ ሲደርስባቸው በተለምዶ ጎላ ወይም ትልቅ ድስት ብለን የምንጠራው ነው። በእሳት ነው እያበሰሉ ያሉ እንደምታዩት ዩኒቨርሲቲ ላይም ወጥ የሚሰራው እንደዚህ ይመስለኛል። ካልተሳሳትኩ።

ይህ በኢትዮጵያ ብቻ የሚገኘው ድንቅ የሸመና ስራ ሙያ ነው። እኛ ሸማኔን እንደስድብ ብንቆጥረውም ነገር ግን ጥበበኞች ናቸው። ጥበብን የሚያሳዩ፤ ልብስን የሚሰሩ፤ የእጅ ሙያ ያላቸው፤ የታደሉ ሰዎች ናቸው። የሸማና ስራ በጣም ጥሩ ባህላችን ነው።

ይህ የዉጭ ጉዳይ ሚኒስተር አርማ ነው። የኢትዮጵያ ዉጭ ጉዳይ ሚኒስተር አርማ የኢትዮጵያ የዉጭ ጉዳይ ሚኒስተር ጥቅሙ ምንድን ነው? ሃላፊነቱስ? ክብሩ ም/ጠቅላይ ሚስተር ደመቀ መኮነን ነበሩ። አሁን ላይ ያለዉን ባላቅም ከዉጭ ሃገራት ያለውን ግንኙነት የሚያሳልጥ ሚኒስተር ነው።

ይህ የአስተራረስ ዘዴ በመላው ኢትዮጵያ ማለት ይቻላል። የሚገኝ የአስተራረስ ዘዴ ነው አብዛኞቻችን ኢትዮጵያውያን አሁንም ድረስ የምናርሰው በበሬ ልክ እንደዚህ ማለት ነው። ሁለት በሬ ጠምደን ገበሬ አለ። ይህን ለመቀየር መስራት ያለብን ይመስለኛል። ነገር ግን ክብር ለአባቶቻችን ለገበሬዎቻችን።

ይህ በድሮ ጊዜ የተነሳ ምስል ነው የሚመስለው ከመኪናዎቹ በመነሳት ነገር ግን ቦታው አዲስ አበባ የሰማዕታት ሀውልት ያለበት ቦታ ነው። አዲስ አበባ ላይ ይገኛል። ሰማዕታት መታሰቢያ ተብሎ የተሰራ ሀውልት ያለበት ወይም አደባባይ ያለበት ቦታ ነው ታሪክን ለመዘከር።

ይህ የምንመለከተው ጌጥ ተፈጥሯዊ ያልሆነ የአይን ሽፋሽፍት ነው። እህቶቻችን አሁን አሁን ያመጡት አመል ነው። ብዙም ለጤና ጎጅ የሆነ ደስ የማይል ተፈጥሯዊ ያልሆነ ከውጮች የተወሰደ ባህል ነው። ምንም ደስ አይልም።

ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርአት ውስጥ የሚገኝ የሰንበት ትምህርት ቤት አገልግሎት ወይም የመዝሙር አገልግሎት ነው ፤ እነዚህ የህፃናት አገልግሎት ላይ በመሳተፍ ይገኛሉ ። እኛም ልጅ ሆነን እንደዚህ ቤተክርስቲያን ውስጥ ስናገለግል በህፃናት በመዝሙር ስንሳተፍ ነበረ ያን አስታውሶኛል እጅግ ደስ የሚልስል ነው።

ይህ በአማራ ክልል የሚገኝ ልዩሀይል አባላት ናቸው። ህግ አስከባሪዎች ናቸው። ለክልሉ ብቻ ወክለው የሚያገለግሉ ህግ አስከባሪዎች ናቸው።

ይህ ዘመናዊ የእርሻ መሳሪያ ነው። በሬን ሳንጠቀም ሰብል የሚሰበስብበት መንገድ ነው። በጣም ዘመናዊ የሆነ የግብርና

በምስሉ ላይ የምንመለከታት እናት ጉሊት የምትሰራ አብዛኞቹ የኢትዮጵያ እናቶች የሚሰሩትን ስራ በተለምዶ ጉሊት ብለን የምንጠራውን ቅመማ ቅመም ፣ሽንኩርት የተለያዩ ነገሮችን በመሸጥ ቤተሰቦቿን የምታስተዳድር እናት ትታየናለች በምስሉ ላይ።

ከእንጨት ስራዎች መካከል አንዱ ሲሆን ቁም ሳጥን ይባላል የሚያገለግለውም ቤት ውስጥ ያሉ ልብሶችን ለማስቀመጥ ነው። የእዚህ አሰራሩን ብንመለከተው እጅግ ውብ እና ከቤቱ ጋር ተያይዞ የተሰራ ዘመናዊ የሆነ የቁም ሳጥን አይነት ነው።

ይህ የኢትዮጵያ ባህላዊ እስፖርት ነው የገና ጨዋታ ይባላል። በጌታችን በእየሱስ ክርስቶስ የልደት ቀን የምንጫወተው ጨዋታ ነው። ክርስቶስ ሲወለድ የሚጫወቱት ጨዋታ ነው። በኢትዮጵያ አሁንም ድረስ ይዘወተራል እንደውድድርም መደበኛ የሆነ ውድድርም አለው።

ይህ የኤክስፖርት አይነት ታንኳ ወይም ቀሰፋ ነው ሚባለው። ባህርዳር ላይ እና ዝዋይ ላይ የተለመደ ነው። ባህርዳር ላይ ጥር አስራስምንት ወይም የጊወርጊስ ጊዜ የሚደረግ ዉድድር አለ። ጥርን በባህር ዳር በሚለው ፕሮግራም የተካተተ ነው። እጅግ አዝናኝ የሆነና ነገር ግን የሚያስፈራ ነገርም አለው ትንሽ።

ከዚህ ከምስሉ ላይ የምንመለክተው በኢትዮጵያ ባህላዊ ልብሶች በሱቆች ላይ ያሉበትን ሁኔታ ሲሆን ሱቆች ላይ አሸንጉሊቶች ተቀምጠው ያሉበትን ሁኔታ ሲሆን በተለምዶ ወሎ አካባቢ የሚገኝ እጅግ ማራኪ የሆነ ቆንጆ ቆንጆ ሴቶች ሲለብሱት ነው።